ይህ በምስሉ ላይ የምንመለከተው ሰዎች ለመዝናናት ወይም ለማረፍ ወይም ጉዋደኛ እና በተሰብ ይዞ ወቶ ለመዝናናት የምንጠቀመው ቦታ ነው። ይህም ቦታ ምን ተብሎ ይገለጻል ብላችሁ ታስባላችሁ?

ይህ በምስሉ ላይ የምንመለከተው ከሃያ አንድ አመት በታች ታዳጊዎች ሊጠጡት የማይችሉት መጠጥ ምን በመባል ይታወቃል?

ይህ በምስሉ ላይ የምንመለከተው ሰዎች የተመዘገቡት ያለው ምግብ ምን በመባል ይታወቃል? ይህ ነገር በተለምዶ የት አካባቢ ይበላል?

ይህ በምስሉ ላይ የምንመለከተው የህዝብ ስብስብ አንድን ሰው ወይም አንድን ፓርቲ ለመደገፍ የወጣ ህዝብ ነው። እናም ሊደግፉት የወጡት ፓርቲ ወይም ሰው ማን ይመስላችኋል?

ይህ በምስሉ ላይ የምንመለከተው ሴቶች እያደረጉት ያለው ተግባር ሀገርን እንዲሁም ዓለምን ከብዙ ነገር ይጠብቅልናል ጥሩም አየር እድንተነፍስ የሚያደርግልን ተግባር ነው ። ይህም ተግባር ምን ተብሎ ይታወቃል?

ይህ በምስሉ ላይ የምንመለከተው የምግብ ዓይነት ምን በመባል ይታወቃል የትስ አካባቢ ይህ የምግብ ዓይነት በተለምዶ ይበላል?

ይህ በምስሉ ላይ የምንመለከተዉ አንድን ነገር ይገልፃል። ይህም አማረኛ ቋንቋን ላይ የምንጠቀምበት ወይም የአፃፃፍ ነገር ነዉ። ምን ይመስላችኋል?